ይህ በምስሉ ላይ የምንመለከተው ደሞ የቱሪዝም መስህብ ሲሆን ፤ የተለያዩ የተፈለፈሉ ወይም የተገነቡ ዋሻዎችን እና መስኮቶችን የሚያሳይ ፥ ዉቅር አብያተ ክርስትያኖች ያሉበት፣ ልዩ ቦታ ነው ማለት ነው ፤ ይህም በመስህብነት ለሃገራችን ገቢ የሚያስገኝ፣ የገቢ ምንጭ ሆኖ ያገለግላል፣ በጎብኝዎች አማካኝነት።

ይህ በምስሉ ላይ የምንመለከተዉ ደግሞ የኢትዮ ቴሌኮም መሰረታዊ አገልግሎት ሲሆን ይህም ደንበኞችን ሲያስተናግዱ ይታያል ማለት ነዉ። ኢትዮ ቴሌኮም ባለሙያዎች ደንበኞችን በማስተናገድ ላይ አስተናጋጆች በስተ ዚህ ተቀምጠዋል በስተ ፊት ለፊት ደግሞ ተስተናጋጆች እንዲሁም ቀይ ለብሳ የቆመች ትታያለች ማለት ነዉ። ከአስተናጋጆች ፊት ለፊት

ይህ በምስሉ ላይ የምንመለከተው ደሞ ችፕስ ሲሆን፤ ለምግብነት የሚያገለግል ነው ማለት ነው። የሚዘጋጀውም ከድንች፣ እንዲሁም ከዘይት ነው ማለት ነው፤ ድንች እና ዘይትን በመጠቀም እናቶች ወይም ሴቶች የሚያዘጋጁት ምግብ ነው ማለት ነው። ይጣፍጣል።

ይህ በምስሉ ላይ የምንመለከተው ደሞ ሃይማኖታዊ ስርኣት ሲሆን ህጻናቶች እንዲሁም እህቶች እና ወንድሞች ባህላዊ ፣ ሃይማኖታዊ ክብረ በአላትን እያከበሩ ይገኛሉ፡፡ ከ ጎን እና ከ ጎን ተቃራኒ ጾታ ያላቸው ከበሮ ይዘው ቆመዋል ፤ መሃከል ላይ ዘማሪ ህጻናቶችህ ይታያሉ፡፡

ይህ ምስል መሰረታዊ አገልግሎትን የሚያሳይ ሲሆን በውስጡም በአንድ ሰፊ አዳራሽ ውስጥ የተለያዩ ወንበሮች በርካታ ቁጥር ያላቸው ወንበሮች በአንድ ሰፊ ጠረጴዛ ዙሪያ 4 5 ወንበሮች በ አንድ ላይ የሚታዩበትን ምስል ያሳያል።

ይህ በምስሉ ላይ የምናየዉ ደግሞ እኛ ወጣቶች የምንጫወትበት ፑል በመባል የሚታወቀዉ ጫዋታ መጫወቻ ቴብል ሲሆን የግብይት ቦታ ነዉ ማለት ነዉ። እንደሚያሳየዉ ከሆነ ይሔን በመግዛት የተለያዩ ጨዋታዎችን በካርታም በቁጥርም በማጫወት ገቢ የሚያስገኝ ነዉ ማለት ነዉ። ተጫዋቾችንም በምስሉ ላይ ያሳያል።

ይህ በምስሉ ላይ የምንመለከተው ደሞ ፣ የህግ ወይም ሰላም አስከባሪ ሰው እንደምናየው መለያዉን ለብሶ እንዲሁም ኮፊታዉን አርጎ ወደ ህዝቡ የዞረ ነው ማለት ነው ፤ መኪናም በአከባቢው በርካታ ተሽከርካሪዎች መኖራቸውን ያስያል ፤ እሱም ፊቱን ወደ ህዝቡ ዙሮ ያሳያል ማለት ነው።

ይህ በምስሉ ላይ የምንመለከተዉ የሃይማኖት አባት ሲሆን ፤ በስእሉ ላይ እንደምናየው የሃይማኖት አባት ሰዉየዉ የመጸሀፉን ክፍል ገልጦ እያሳየ ያሳያል ማለት ነው። ባህል እና ወግን እያስተላለፈ ፤ ጥበብ እና ባህልን እያስተጋባ ይታያል። ደስ ይላል።

ይህ በምስሉ ላይ የምንመለከተው መሰረታዊ አገልግሎት ሲሆን ፤ ባለስልጣናት በየአከባቢዉ እየዞሩ የቧንቧ ውሃ አገልግሎትን እየጎበኙ ይታያሉ ማለት ነው። እንደምንመለከተው ከአጥሩ ዉስጥ የገቡም አሉ ያልገቡም አሉ ግን ሁሉም ይመለከታሉ ፤ አንድኛው ቧንቧውን ይዞ የሚሞክር ይመስላል፣ ውሃዉም ሲፈስ ይታያል።

በዚህ ምስል ላይ የምንመለከታቸው ሲኒና ጀበና ሲሆኑ ፤ በተለያየ ቀለማት ያሸበረቁ፣ ደስ የሚሉ የቤት እቃወች ወይም ጌጣጌጦች ናቸው ማለት ነው። ሲኒዎች እና ጀበናዎች ፤ በነጭ ቀለም እና እንዲሁም የተለያዩ ደስ የሚሉ ስእለ አድኖዎች ያሉበት፤ የራሳቸው የሆነ ቅርጽ ያላቸዉ ደስ የሚሉ ናቸዉ።

ይህ በምስሉ ላይ የምናየው የጤና ባለሙያዎች ለ እናቶችና ለልጆቻቸው የተለያዩ ክትባቶችን እየሰጡ ይገኛሉ ። እናቶች ልጆቻቸውን ይዘው በተርታ ተቀምጠዋል። የጤና ባለሙያው ለልጆች የክትባት አገልግሎት እየሰጡ ይታያሉ። በጣም ደስ የሚል ምስል ነው።

ይህ በምስሉ ላይ የምንመለከተው ደግሞ የኢትዮጵያ ንግድ ባንክ መለያ ወይም አርማ ሲሆን እንዲህ የተጠመዘዘ ወንፊት የሚመስል የራሱ የሆነ መለያ ያለው፣ ዙሪያ ጥምጥምነት ያለውም በፒንክ ቀለም አይነት የተሰራ የኋላ ገጽታ ያለው እዛ ላይ ያረፈ ንድፈሀሳብ ወይም መለያ ያሳያል።

ይህች በምስሉ ላይ የምንመለከታት ህፃን ደግሞ ፀጉሯን የተሰራች፣ በጣም ረጅም ፀጉር ያላት፣ ወደዛ እና ወደዚህ ተዳፋትነት ያለው ፀጉሯን የተሰራች ህፃን ናት ማለት ነው። እንደምንመለከተው ከፀጉሯ ስታይል ማለት ነው። እና ደግሞ ጫፉ ጫፉ ላይ የሆነ የተቋጠረ ነገር አለው።

ይህ በምስሉ ላይ የምንመለከታቸዉ ደሞ የሃይማኖት አባቶች ሲሆኑ ፤ ታቦተ ጽላቱን ተሸክመው ያሳያል ማለት ነው ፤ ይህም በኦርቶዶክስ እምነት ተከታዮች ዘንድ ታላቅ ክብር ያለዉ ስነስርዓት ነው ማለት ነው ፤ ወይም የሃይማኖት አባቶች ታቦታትን ተሸክመው የተለያዩ ቀለማት ያላቸዉን ልብሶች ለብሰዉ ይታያሉ ማለት ነው።

እኒህ በምስሉ ላይ የምንመለከታቸው ደግሞ የባህልና ቱሪዝም አባላት ፣ትውፊት አቀንቃኞች ፣ኦርኬስትራ አባላት ሲሆኑ ነጭ የባህል ልብሶችን በመልበስ የሀገራቸውን ትውፊት ባህልና ቱሪዝም እንዲሁም ውዝዋዜ በማስተዋወቅ ላይ ይገኛሉ ማለት ነው። እንደምንመለከታቸው በጣም ደስ ይላሉ፣ ይማርካሉ ፣ይስባሉ ነጭ አልባሳት ለብሰዋል።

ይህ በምስሉ ላይ የምንመለከተው በርካታ ሰዎችን በአንድ ጊዜ ከቦታ ወደቦታ ማንቀሳቀስ የሚችል ዘመናዊ የትራንስፖርት አገልግሎት መስጫ መኪና ሲሆን እንደምንመለከተው የተለያዩ ቀለማቶችን የያዘ ነው። ነጭ፣ አረንጓዴ ፅሁፎችም ያሉበት ጎማዎችም የሚታዩ ሲሆን ከውስጡ ነጭ ሸሚዝ የለበሰ አንድ ሹፌር ይታያል ማለት ነው።

ምስሉ የሚያሳየው አባቶች በቤተ ክህነት ዙሪያ አገልግሎት እየሰጡ ሲሆን ደክምቸው አረፍ ብለው ይታያሉ። እንዲሁም ሌሎች የተለያየ ልብስ የለበሱ ሰዎች ይታያሉ።

ይህ በምስሉ ላይ የምንመለከተው ደሞ የአብነት ተማሪዎች በአብነት መማሪያ አካባቢያቸው ተሰብስበው ያሳያል ማለት ነው ፤ እንዲሁም መጠለያ ደሳሳ ከሳር የተሰሩ ቤቶቻቸዉን ያሳያል ፤ በጣም ደስ የሚል ባሕላዊ ትዉፊት ነው።

ይህ በምስሉ ላይ የምንመለከተው ደሞ ለቱሪስት መስብነት የሚያገለግል የተለያየ ቅርስ እና ታሪካዊ ቦታ ሲሆን ፤ እንደምንመለከተው አንድ የሃይማኖት አባት በመስኮቱ ቁሞ ይታያል ነጭ ለብሶ ማለት ነው ፤ እንዲሁም ከላይ ፍልፍል መስኮቶችን የሚያሳይ ገጽታ ያለበት ነው።

ይህ በምስሉ ላይ የምንመለከተው ዴግሞ ለህግ አስከባሪ አካላት እንደየ ደረጃቸው ፣እውቀታቸው እንዲሁም ችሎታቸው የሚሰጥ የአልባሳት መለያ ወይም መለያ አርማ የደረጃ መለያ አርማ ነው ማለት ነው ። የወታደራዊ ሀይሎች ና የህግ አስከባሪ ሃይሎች የሚሰጦ ነው ።

ይህ በምስሉ ላይ የምንመለከተው ደሞ የመጽሐፉ የመጀመርያ ገጽ ሺፋን ሲሆን ፤ ጽላሎት የሚል ጽሁፍ ያለዉ እንዲሁም አንድ ሰው ከወዲህ ቁሞ ወደዛ ፊትለፊት የሚመለከት ምስል ያሳያል እንዲሁም አስፈሪ ነገር ከፊቱ እንዳለ ከጎንና ከጎን ፤ መሃከሉ በጣም በብርሃን የተሞላ ነው ወደዚያ ነጭ የሆነ ነው።

በምስሉ ላይ የምንመለከተው ደሞ የሴቶች የዉበት ሳሎን ሲሆን ፤ ሴቶች ልጆች ጸጉራቸዉን የሚሰሩበት አዳራሽ ማለት ነው ፤ ይህም የራሳቸው የሆነም ያልሆነም ጸጉር በማስተከል የሚሰሩበት እንዲሁም ጸጉራቸዉን የተለያዩ ቀለሞችን ለዉበት ሲባል የሚያስቀልሙበት ክፍል ነው ማለት ነው ፤ ይህም የሴቶች የዉበት ሳሎን ነዉ።

ይህ በምስሉ ላይ የምንመለከተው ደግሞ ከተለያዩ ሀገራት የሚመጡ ጎብኘዎች በአንድ አገር ውስጥ የሚገኘውን የቱሪዝም ሀብት ለመጎብኘት እንቅሰቃሴ እያደረጉ ያሳያል ማለት ነው። ይህም አንድ ሀገር ያላትን እምቅ ሀብት ለሌሎች ሀገራት የምታስተዋውቅበት አንዱ መንገድ ቱሪዝም ወይም ጉብኝት በመባል ይታወቃል ማለት ነው። ወይም ለሀገሪቱ ከፍተኛ ገቢ ያስገኛል ማለት ነው።

ይህ በምስሉ ላይ የምናየው የሱፐርማርኬት ምርት ሳሙና ሲሆን ላይፍቦይ ይባላል። ህጻን ልጅ ሳሙናውን ይዞ ጣቱን ወደ ሳሙናዋ ቀስሮ እያሳየ እና እየሳቀ ሲሆን፤ ከኋላም ሁለት ሰዎች እየሳቁ የሚታዩ ሲሆን ይኸውም የላይፍቦይ ሳሙና የማስታወቂያ ስራ ነው ማለት ነው።

ይህ በምስሉ ላይ የምንመለከተው የሱፐርማርኬት ምርት ሲሆን ፤ በሃይላንድ የተቀመጠ የማንጎ ጭማቂ ያሳያል ማለት ነው ፤ ወይም መዓዛ ማንጎ የሚል ጽሁፍ ያለበት የራሱ የሆነ የታሸገ የማንጎ ምርት ያሳያል ማለት ነው።

እኒህ በምስሉ ላይ የምንመለከታቸው ደግሞ የተለያዩ አልባሳትን ለብሰው እንደምንመለከተው ይታያሉ ማለት ነው። ይህም ሁለት ሴቶች ወደዚህ የዞሩት ከታዳሚው ፊት ለፊት ራቅ ብለው የልብሱን ሁኔታ እያስተዋወቁ ነው ማለት ነው። የተለያየ ቀለም ያለው መጠን ያለው ልብስ የባህል ልብስ የእናቶችን ቀሚስ ለብሰዋል።

እነዚህ በምስሉ ላይ የምንመለከታቸው ደሞ ደስ የሚሉ የሚስቡና የሚማርኩ ቡና ቤቶችና ምግብ ቤቶች ሲሆኑ እንደምናያቸው አስተናጋጆች ቁመው ይታያሉ ማለት ነው። የቤቱም ገፅታ በጣም ደስ የሚል የሚስብ የሚማርክ ገፅታ ያለው ነው ማለት ነው።

ይህ በምስሉ ላይ የምንመለክተው ደግሞ የምግብ አይነት ሲሆን የተለያዩ መጠጥ በዙሪያው የሚገኙ ሲሆን እንዲሁም እንጀራዎች ተጠቅልለው ተጠቅልለው በጎን ተቀምጦ ሳህን ከላይ እንዲሁም በድስት የተሰራ ወጥ እና እንቁላል ያለበት ማኢድ አንድ ላይ ቀርቦ ይታያል።

በምስሉ ላይ የምናየው ደግሞ የአካባቢ እንክብካቤ መሰረተ ልማት የሚያሳይ ይህም የአካባቢው ማህበረሰብ መስመሩን የሚያጥብበት ነው ማለት ነው። ቱቦ ዉሃ በመኪና እየረጨ ማህበረሰቡ ከኋላ መጥረጊያ ይዞ መስመሩን ጽዳት አገልግሎት እየሰጠ ይገኛል ማለት ነው። የመስመሩን እንዲሁም የአካባቢውን ነጽህና እየጠበቀ ይገኛል ማለት ነው።

ይህ በምስሉ ላይ የምንመለከተው የመሰረተ ልማት ሲሆን የምናየው ህፃን ለመስኖ በተሰራው ቦይ ውስጥ ገብቶ እንዲህ ውሀውን በእጁ ይዞ ሲረጭ ያመለክታል ማለት ነው ። ከጎን በኩልም በጣም ደስ ሚል የበቆሎ አዝመራ ይታያል ማለት ነው ።የለመለመ፣ በጣም ደስ የሚል ፣የሚስብ፣ የሚማርክ

ይህ በምስሉ ላይ የምንመለከተው ማህበረሰብና ቤተሰብ ሲሆን እንዲሁም የሃይማኖት አባቶች ስርዓተ ሃይማኖታቸውን እየፈጸሙ ወይም ሃይማኖታዊ አገልግሎት እየፈጸሙ ያሳያል ማለት ነው። ጥላ ይዘው ይታያል መቋሚያቸው ጽናጽንም ይዘው ይታያሉ ማለት ነው።

ይህ ምስል ደግሞ ሀገራችን ኢትዮጵያ ጣና ባህር ውስጥ የምናየው ታንኳ ሲሆን ሰዉየው ትንኳው ላይ ተቀምጦ እየቀዘፈ የሚንቀሳቀስበት ነው። አሳዎችን ለማጥመድ የሚጠቀምበት ባህላዊ ትራንስፖርት ነው። ማለት ነው። ይህም እዚህ ባህር ዳር አካባቢ የሚገኘው ጣና ውስጥ ይገኛል ማለት ነው።

ይህ ምስል ላይ የምንመለከተው ደግሞ ባህር ዳር ውስጥ የሚገኝ የጣና ሐይቅ አጠቃላይ የሁለተኛ ደረጃ እና መሰናዶ ትምህርት ቤት መግቢያ ሲሆን በጣም ደስ በሚል ሁኔታ ከላይ ፅሁፉ ከርቀት ይታያል ።መግቢያ በሩን የሚያሳይ ነው። የአካባቢውን ድባብ ያሳያል ፤ደስ ይላል ።

ይህ በምስሉ ላይ የምንመለከተው የመፅሐፍ ሽፋን ሲሆን የህሊና ደወል የሚል በቀይ ቀለም የተፃፈ ፅሁፍ ያለው ሲሆን። እንዲሁም ከዛ በታች ደሞ በቢጫ ነገር በጣም በብዙ የተሸፈነ ሁለቱንም እጁን የዘረጋ ምስል ያሳያል። ከጎንና ከጎን በረካታ ሰዎችም ተሰባስበው ያሳያል።

እነዚህ በምስሉ ላይ የምናያቸው ደግሞ የኢትዮጵያውያን ታላላቅ የረጅም ርቀት ሯጮች ሲሁኑ የተለያየ ቀለም ያላቸውን ልብሶች ለብሰዋል። ለምሳሌ ከላይም ከታችም ብርቱካናማ የቀላቀለ ልብስ ከታች ደግሞ ነጭ ከላይ ብርቱካን እና ቀይ የቀላቀለ የለበሱ መስሎ ሯጮች እንዲሁም ዳኛ ያለበት ናቸው ማለት ነው።

ይህ በምስሉ ላይ የምንመለከተው ደግሞ ጣዕመ ዳቦ ሲሆን በጣም የሚጣፍጥ የተነባበረ ዳቦ ነው ማለት ነው ።ወይም ለግብይት የሚያገለግል የሱፐር ማርኬት ምርት ነው ።በጣም ጣፋጭ ነው ።በውስጡ በጣም ጣፋጭ ንጥረ ነገሮች የያዘ ነው ።

ይህ በምስሉ ላይ የምንመለከተው ሃይማኖታዊ ስነ ስርአት ሲሆን እንደምናየው ከበሮ ከወዲህ በሚያሸበርቅ ሽፋን ተለጥቦ ይታያል ደስይላል። ደግሞ አንድ አይነት የሆነ ልብስ ለብሰው ሰዎች ተደርድረውም ያታያሉ ከከበሮ በስተጀርባ።

በምስሉ ላይ የምንመለከተው በቤት ውስጥ የሚገኝ ጌጣጌጥ የያዘ ነው ። እፅዋቶችን ፣መብራቶችን ስሪት ያላቸውን የያዘ ፣ወንበሮችን የያዘ የራሱ የሆነ መዋቅር ያለው ክፍል ነው ማለት ነው ።

ይህ በምስሉ ላይ የምንመለክተው ምግብ ሲሆን እንደምናየው ከሆነ እንጀራው ተጠቅሎ ተዘርግቶ ከዚያ ከመሀከል ላይ በጣም ደስ የሚል ወጥ ተደርጎበት ይታያል ማለት ነው። መሀከል ላይ እንደማየው ከሆነ በጣም ደሥ የሚል ወጥ ከመሀከል ተደርጎበት...

ይህ በምስሉ ላይ የምንመለከታቸው የሙስሊም ሃይማኖታዊ ስነስርዓት ሲሆን የሙስሊም ሃይማኖት ተከታዮች ስግደት እያካሄዱ ያሳያል ማለት ነው። እንደምንመለከተው ሁሉም ተንበርክከው ተደፍተው ይታያሉ ማለት ነው። ስግደት እያካሄዱ ነው ሶላት።

ይህ ምስሉ ላይ የምንመለከተው ደግሞ እንደምናየው ከሆን ሆነ የምግብ አይነቶች ሲሆን የቃሪያዎች ውስጥ ቃሪያዎች ተፈርክሰው በውስጡ የተለያዩ ቲማቲምና ሽንኩርት የተጨመረበት ምስል ያሳያል ማለት እንደምንመለከተው ከሆነ ከዛ ከቲማቲም ከቃሪያ ውስጥ ገብቶ እንዲሁም ከጎን ታርፎ ይታያል።

ይህ በምሶሉ ላይ የምንመለከተው ተፈጥሯዊ አካባቢ ሲሆን በጣም ረጃጅምና ቀጥቀጥ ያሉ ዛፎች ወይም ችግኞች ይገኙበታል ማለት ነው እንደምንመለከተው ቀጥ ያለ ወጥ ያለ አቋም ያላቸው እፅዋቶች የሚገኙበት ተፈጥሯዊ አካባቢን ያሳያል ማለት ነው።

ይህ በምስሉ ላይ የምንመለከተው መዋቢያ የውበት ሲሆን እግሯ ላይ እንዳሰረችው እንደሚያሳየው የልብ ቅርጽ ያለው እግሯ ላይ የታሰረ እንደ ዙሪያ ጥምጥም የሞላ መዋቢያ ወይም የውበት መግለጫ ያሳያል ማለት ነው።

ይህ በምስሉ ላይ የምንመለከተው ንግድና ግብይት ሲሆን የጨው መፍጫ ሚል ከላይ የተፃፈበት እቃ ይታያል ማለት ነው ።እንዲሁም ከጎንና ከጎን የተለያዩ መሳሪያዎች ይታያሉ። መሀል ላይ ገዘፍ ያለ ይመስላል ።

በምስሉ ላይ ምንመለከተው ጌጣጌጥ ሲሆን ታላላቅ አባቶችና ሽማግሌዎች ለዝንብና እንዲሁም ለትንኝ መከላከያ የሚጠቀሙበት ለውብት የሚጠቀሙበት ጭራ ከፈርስ ጸጉር የሚዘጋጅ ጭራ በመባል የሚታወቅ ጌጣጌጥ ነው።

ይህ በምስሉ ላይ የምንመለከተው ደግሞ ንግድ እና ግብይት ሲሆን በምልሱ ላይም የምናየው የተለያየ መጠንና ቅርፅ እንዲሁም ቀለም ያላቸው ለንግድና ግብይት ልውውጥ የቀረቡ መሆናቸውን ያሳያል ማለት ነው::

ይህ በምስሉ ላይ የምንመለከተው ደግሞ የቤትና የቢሮ እቃ ሲሆን የተለያዩ እቃዎችን ለማኖርያነት የምንጠቀምበት እንደ ቁም ሳጥን ልንለው እንችላለን ያሳያል በጣም ደስ የሚል ገፅታ ያለው ብርቱካናማ ቀለም ያለው የራሱ የሆነ መቆለፊያ ያለው ቁም ሳጥኖችና የቤት እቃዎች ያሳያል።

ይህ መምስሉ ላይ የምንመለከተው የውጭ ጉዳይ ሚኒስተር አርማ ነው። የውጭ ጉዳይ ሚኒስተር ለሀገራችን ብዙ ጥቅም ይሰጣል።

ይህ በምስሉ ላይ የምናየው እጽዋት ደግሞ ቀንጣፋ በመባል ሲታወቅ በጣም ቅልስ ቅልስ ያሉ እሾሆች እና የፈነደቀ አበባያለው ነው ማለት ነው። ከያዘ አይለቅም። እንድሁም ፍሬ አፍርቶ ራሱን በማርገፍ ራሱን በማብቀል ራሱን ይተካል። ቀንጣፋ ይባላል።

ይህ በምስሉ ላይ የምንመለከተው ደግሞ የሱፐርማርኬት ምርቶችን የሚያሳይ ውጤት የሚያሳይ ሲሆን ይህም ከንፈራቸውን የተቀቡ አካላት ከንፈራቸውን ምንያህል እንዳሳመረላቸው ለማሳየት የተሰራ ነው ማለት ነው ። እንደምንመለከተው ከንፈራቸው ያብረቀርቃል ፣ ለስልሶል ማለት ነው ። መዳኒቱም ሮስ ውድ ይባላል ማለት ነው ።

ቤት ከግድግዳና ጣሪያ የዘለለ ትርጉም ያለው ስሜታዊ ትስስር ሲሆን፣ መኖሪያ ቤት በቀላሉ የመኖርያ አድራሻን ያመለክታል። አንዱ የባለቤቶቹን ማንነት የሚያንፀባርቅ ሲሆን፣ ሌላው አስፈላጊውን ተግባር ያከናውናል።

ይህ በምስሉ ላይ የምንመለከተው ሰውየው ጥበብን እና ባህልን ሲሆን የያዘውም ማሲንቆ በመባል የሚያወቅ ሲሆን የሚያወቀውም ባህላዊ የሙዚቃ መሳሪያ ሲሆን እየተጫውተ ያሳያል ማለት ነው። ተቀምጧል ሰውየ አቀማመጡ የሚጫወት ይመስላል ያሳያል ማለት ነው።

እዚህ በምስሉ ላይ የምንመለከተው ደግሞ ባህር ቁልቋል በመባል ሲታወቅ። የሚበቅለውም በበረሀዎች አካባቢ እንዲሁም ጠረፋማ አካባቢዎች ለምሳሌ እንደ ትግራይ ክልል ባሉ ሲሆን የሚዋጋ እሾህ ያለው ለምግብነት የሚያገለግል ፍሬው የሚበላ ነው ማለት ነው።

ይህ በምስሉ ላይ የምንመለከተው መጠጥ ሲሆን እንደምናየው ቡና ሲሆን ባሸበረቀ ሰፌድ ላይ ተቀምጦአል እንዲሁም ባሸበረቁ እቃዎች ላይ ተቀምጧል ማለት ነው። ቡናውም ተቀድቶ በስኒ ይታያል እንዲሁም፤ ቃጤምሰሀን ላይ የፈንድሻ ቆሎ ይታያል ማለት ነው።

የሥራ አመራር ጥበብ የሰራተኞችን አቅም በአግባቡ በመጠቀም የድርጅትን ግቦች ለማሳካት ወሳኝ ሚና ይጫወታል።

ይህ በምስሉ ላይ የምንመለከታት እናት ደግሞ አንድ ቆንጆ ልጇን እያጠባች እናያለን። ህፃኑ። ፍጥጥ አርጎ እያያት ነው ።እሷም ጡቷን ለልጇ እያጠባች እናያለን። ልጇም በጣም ደስ የሚል እናትየዋ ወደ ልጇ አተኩራ እያየች እንደሆነ ያሳያል።

በምስሉ ላይ የምንመለከተው ደግሞ የቤት እቃዎች ሲሆኑ ማንቆርቆሪያ ፣ከበሬ ቀንድ የሚሰሩ ዋንጫዎች፣ እንዳሁም የሸክላ ውጤቶች ገንቦ በመባል የሚታወቁ ይገኛሉ። እንዲሁም የጠጅ መጠጫ ብርሌን አካቶ ይዟል ።እንስራ ይገኙበታል። እነዚህ ባህላዊ መጠጦችን ለመጠጣት የምንጠቀምባቸው የቤት እቃዎች ናቸው።

ይህ በምስሉ ላይ የምንመለከተው ደግሞ ተፈጥሯዊ አካባቢ ሲሆን ይህም የተለያዩ መንደሮና እጽዋቶች እንድሁም ባህር ቁልቋል ያለበት ሲሆን ጸሐይ የወጣበት ተራራ ጭምር የያዘ ነው ማለት ነው። ሰማይንም ያሳያል ማለት ነው። በጣም ደስ የሚል ጋራ ሸንተረር ወይም ተራራ መልክአምድራዊ አቀማመጥን ያሳያል ማለት ነው።

እኒህ በምስሉ ላይ የምንመለከታቸው ደሞ ሶስት የእግር ኳሶች ሲሆኑ አንድ አይነት ቀለም ያላቸው ሲሆኑ በአንድ አይነት መልከአ ምድር ላይ የተቀመጡ ከፊት ለፊት ላይ ጎሉ በቢጫ ነገር የተሸፈነ መስሎ የሚታይበት ገፅታ ያለው በጣም ደስ የሚል የእግር ኳስ ሜዳ እንዲሁም ሶስት ነጠብጣቦች ከፊት ለፊታቸው ይታያሉ።

ይህ በምስሉ ላይ የምንመለከተው ደግሞ የማስታወቂያ ስራ ሲሆን ይህም የአንድን ጥገና ማሰልጠኛ ተቋም ምንነት የሚገልፅ ማስታወቂያ ያሳያል ማለት ነው። ይህም በተለያዩ ቅርፅና ቀለማት የተፃፉ ፅሁፎች ይታዩበታል። ይህም ርኖቦት ኤሌክትሮኒክስ ጥገና ማሰልጠኛ ተቋም የሚል አለው።

ይህ በምስሉ ላይ የምንመለከታቸው ሴቶች ደግሞ የተለያየ የአልባሳትና የፀጉር አሰራር የሚያንፀባርቅ አለባበስና የፀጉር ስሬት ያላቸው ሴቶች ናቸው ማለት ነው እንደምንመለከታቸው። ደስ የሚል ለሀበሻ ልብስም ለብሰዋል።

እኒህ በምስሉ ላይ የምንመለከታቸው ጫማዎች ሲሆኑ ደግሞ በሳጥን ነገር ላይ የተቀመጡ ሲሆኑ ከላይ ሶላቸው ነጭ ከላይ ደግሞ በጣም ፈዛዛ ጥቁር ሲሆን ሐምራዊ ነገር ሲሆኑ እንደ ምንመለከታቸው ወደ ተቃራኒ አቅጣጫ አቀማመጣችው የተዟዟረ ነው ማለት ነው።

ይህ በምስሉ ላይ የምንመለከተው መዝናኛ እና መናፈሻ ሲሆን ባህር ዳር ውስጥ የሚገኘው እዚሁ አማራ ክልል አዲሱ የአባይ ድልድይ ነው ማለት ነው። ይህም አዲሱ የአባይ ድልድይ እንዲሁም የጣለለው ውሀ ይታይበታል። ዙሪያው በአረጓዴ አሻራ የተከበበ ሲሆን በጣም ሳቢ እና ማራኪ ገፅታ አለው።

ከዚህ በምስሉ ላይ የምንመለከታቸው ደግሞ ዘመናዊ የቤት እና የቢሮ እቃዎች ሲሆኑ እቃወችን ለማኖር የምንጠቀምበት ነው። ማለት ነው። ይህም ልክ እንደቁም ሳጥን ተከፋችና ተዘጊዎች ሲሆኑ በጣም ደስ የሚሉ እና የሚያማምሩ ናቸው። እንደሚናየው የእጅ ማስታጠቢያ ሁሉ አለው። ጆግ ሁሉ አለው። መክደኛ ፣ መዚጊያ ፣ መክፈቺያ በሮች አሉት ማለት ነው።

ይህ በምስሉ ላይ የምንመለከተው ስራ ደግሞ እንደምናያቸው ሶስቱ ግለሰቦች ማሳቸው ላይ የተዘራውን ነገር እያረሙ ያሳያል ማለት ነው። እንደምንመለከተው ከጎን እና ከጎን ተቀምጠው ሽንብራ ነቀላን እራሱ እየነቀሉ ሊመስል ይችላል። ደስ የሚል ገጽታ ያለው ስራ ነው።

ይህ በምስሉ ላይ የምንመለከተው አትክልት ደግሞ የግብርና ውጤት ሲሆን ሸንኮራ በመባል ይታወቃል ማለት ነው በጣም ጣፋጭ የሆነ ለስኳር ምርት እንደ ግብዓት የሚያገለግል ነው ማለት ነው። ።ይህም በተለያዩ የሀገራችን ክፍሎች ይገኛል በጣም ጣፋጭ ነው። እንዲሁም የተለያዩ ጽዋቶችም ይገኛሉ ።በአካባቢው ለምሳሌ እንደ ጫት ቀንጣፋ

ይህ በምስሉ ላይ የምንመለከተው ደሞ የላሊበላ ውቅር አብያተ ክርስቲያን ሲሆን ላሊበላ ውስጥ የሚገኘው ለቱሪስት መስብነት የሚያገለግለው ሲሆን እንደምንመለከተው በርካታ ሰዎች ዙርያውን ከበው ይመለከቱታል ማለት ነው። ፍልፍል ድጋዩን የላሊበላ ውቅር አብያተ ክርስቲያኑን።

ይህ በምስሉ ላይ የምንመለከተው መጓጓዣ እና ተሽከርካሪ ሲሆን አራት ጎማዎች አሉት እንዲሁም ውሃ የመሰለ መልክ ያለው መስታዎት ያለው ጥቁር ጎማ እና ከምሃከል ከላይ ደግሞ ነጭ ነጭ ያለው መኪና ወይም የመጓጓዣ አይነት ያሳያል።

ይህ በምስሉ ላይ የምንመለከተው ደግሞ እፅዋት ሲሆን በጣም የተሰራፋ እና በጣም ታላቅ የሆነ በዙሪያውም አነስተኛ የሆነ ጥቃቅን ዛፎች ያሉበት በጣም ግዙፍ ዛፍ ያሳያል። ዋርካ በመባል ይታወቃል ማለት ነው። በጣም ሰፊ ነው ግዙፍ ነው። ሰፊ ሜዳ ላይ የበቀ በረሀማ ላይ የበቀለ

እኚህ በምስሉ ላይ የምንመለከታቸው የቤት እቃዎች ደግሞ ሁለት ብረትድስት ሲሆኑ ታላላቅ ብረትድስት ናቸው የተጣዱ ናቸው። እሳት ይነዳል እንደምንመለከተው ተጥደዋል አንዱ ተከድኗል አንዱ አልተከደነም ያልተከደነው በጣም የጠቆረ ነው የተከደነው ግን ብዙም አልተጎዳም ከዛኛው የተሻለ ነው።

ይህ በምስል ላይ የምንመለከታቸዉ 3 ሴቶች ደግሞ የሚያመላክቱት ጥበብ እና ባህልን ሲሆን፤ የሴቶችን የእናቶችን ባህላዊ ቀሚስ ለብሰዉ ባህል እና ወጋቸዉን እንዲሁም ቱፊታቸዉን እያስተላለፉ ያሳያሉ ማለት ነዉ። እንዲሁም ፀጉራን አሰየሰራች ወደ አንዲቱ እየተመለከተች ያሳያል ማለት ነዉ።

ይህ በምስሉ ላይ የምንመለከተው ደግሞ በጣም ሳቢና ማራኪ ፣ ጣፋጭ የሆነ ምግብ ሲሆን እንዲሁም ምናየው ከሳህና ላይ በጣም የተቀየጠ ምርጥ የሆነ ወጥ ነገርኳ ከዛ ከጎን ደግሞ አትክልቶች ተደርጎ እንጀራም በጎን ተቀምጦ በአንድ የምግብ ማዕድ ላይ ይታያል ።

ይህ በምስሉ ላይ የምንመለከተው ምጥን ሽሮ የሚል አልማ አከፋፋይ ድርጅት መለያ ነው። አልሚ በሚባል ድርጅት ሽሮን የሚያቀርብ ነው።